ማስጌጥ ማቅለም ከማስጌጥ ተግባራት አንዱ ሲሆን፤ ነገሮችን የማሳመር በቀለም ቀበቶ የማስዋብ እጅግ ደስ የሚሉ የማድረግ እንዲሁም መንፈስን የሚያረካ የማድረግ ማራኪ ገጽታ የመስጠት ሂደት ነው።

መዋቢያዎች ወይም የዉበት መጠበቂያዎች ጥፍር ቀለም ከመዋቢያዎች እንዱ ሲሆን ጥፍር ቀለም ጥፍርን ለማስዋብ ፣ ኣስዉበን ለመደስት እንዲሁም በተያዩ ቀለማት ለማቅለም የሚተቅመን የቀለም አይነት ነው።

መጻሕፍት መጽሔት እና ጋዜጣዎች የታሪክ መጻሕፍት የታሪክ መጽሐፍ በመጻፍ ዓይነቶች ውስጥ አንዱ ሲሆን ፤በጣም ተወዳጅ ፣በጣም አዝናኝ ፣በጣም አሳዛኝ ፣በጣም አስጨናቂ፣ በጣም አጸያፊ ታሪኮችን የያዘ ነው።

ማህበርሰብ እና ቤተሰብ ለምሳሌ ጎሳ አንድ አይነት ዝርያ ያላቸው በጣም ትንሽ የሆነ በታም ተመሳሳይ ዝርያ ያላቸው ስዎች መገለጫ ነው።

አርማ የድርጅቶች አርማ ከአርማ አይነቶች ዉስጥ አንዱ ሲሆን እጅግ ያማሩ እጅግ የተዋቡ ልዩ ልዩ መልዕክት የሚያስተላልፉ የድርጅት ራዕይ የሚያሳዩ ታዋቂ መልዕክቶች ማስተላለፊያ መንገድ ነዉ።

ጉዞ፣ ቶሪዝምና ስደት፦ የባህር ላይ ጉዞ፦ የባህር ላይ ጉዞ ከጉዞ አይነቶች መካከል አንዱ ሲሆን በባህር ላይ የሚደረግ እጅግ በጣም አዝናኝ ፣ አደጋው የከፋ እንዲሁም የሚያስጨንቅ የጉዙ አይነቶ ነው።

የሐራጅ ማስታወቂያ ከማስታወቂያ አይነቶች አንዱ ሲሆን በብዙ ዘንድ ሃዘንን የሚፈጥር አሳዛኝና አስጨናቂ የሆነ ስሜቶች ያሉት የሰወችን ንብረት ለመሸጥ የሚደረግ ማስታወቂያ ነው።

መዋቢያ ወይም የውበት መጠንቀቂያ ጸጉር ማስያዣ ውበት መጠበቂያ መሣሪያዎች አንዱ ሲሆን ፀጉርን ለማስያዝ፤ ቅርፅን ለማስያዝ፤ ለማሳመር ማረፊያ መፍጠር ምንጠቀመበት መዋቢያ ነው።

ህግ አስከባሪ አድማ ብተና ከሕግ አስከባሪ አካላት አንዱ ሲሆን ፤ እጅግ ጠቃሚ ፀብ ባለበት ፀብን የሚያርቅ፣ ሐዘን ባለበት ደስታ የሚፈጠር፣ ደስታ ባለበት ደስታን የሚያስቀጥል የግለሰቦች ስም ነው።

የቤት እቃዎች፦ እንስራ፦ እንስራ በገጠራማው አካባቢ የሚገኝ ከሸክላ የተሰራ በጣም ድቡልቡል በጣም ውሃ ለመያዝ ሰፊ የሆነ እጅግ ባህላዊ እቃ ነው።

ማስታዎቂያ፦ የስራ ማስታወቂያ፦ ከማስታወቂያዎች ዉስጥ አንዱ ሲሆን የስራ ማስታወቂያ በጣምተፈላጊ ፣በጣም አንገብጋቢ፣ በጣም አስደናቂ ስራዎችን የምናገኝበት ነው።

ትህምርት፦ የድህረ-ገጽ ላይ ትምህርት፡የድህረ-ገጽ ላይ ትምህርት ከትምህርት አይነቶች ውስጥ አንዱ ሲሆን በጣም ተወዳጅ በጣም ቀልጣፋ፣ በጣም ምቹ፣ ነው።

የቤት እና የቢሮ እቃዎች ፍራሽ ከቤት ዕቃዎች ውስጥ አንዱ ሲሆን ፍራሽ እጅግ በጣም ምቹ የሆነ የብዙዎች ምቾትን የሚፈጥር፣ ለወገብ ደስታን የሚፈጥር፣ የቤተሰቦች ተወዳጅ የሆነ እቃ ነው ።

ስፖርት ትግል ከስፖርት ዓይነቶች ውስጥ አንዱ ሲሆን፤ በጣም ተወዳጅ የሆነ በብዙዎች ዘንድ ተደናቂነትን ያገኘ እጅግ አጓጊ እንዲሁም፤ አስደናቂ በጉጉት የሚታይ ቡጢ ወይም ፍልሚያ ነው።

እስልምና፦ ከሀይማኖቶች ዉስጥ አንዱ ሲሆን በነቢዩ መሀመድ አስተምሮት ላይ የተመሰረተ እጅግ አንጋፋ የሆነ ጥናታዊ ብዙ ተለታይ ያለ፣ ተወዳጅ እንዲሁም ዝነኛ የሆነ ሀይማኖት ነው።

መጽሄትና ጋዜጣዎች የልቦለድ መጽሐፍ ከመጽሐፎች ውስጥ አንዱ ሲሆን ጽሑፉም እጅግ አስደሳች፣ አዛኝ፣ አስደናቂና አሰቃቂ ታሪኮች አንድ ላይ ሆነው የሚቀርቡበት ጽፈት ነው።

ፀጉር። ዞማ ጸጉር ከፀጉር አይነቶች ውስጥ አንዱ ሲሆን ዞማ ጸጉር እጅግ ረጅም የሆነ፣ በመጠኑ በጣም ብዙ የሆነ ፣እጅግ አስደሳች፣ እጅግ ማራኪ ስሜቶችን የሚፈጥር የፀጉር መገለጫ ነው።

ኤሌክትሮኒክስ የእጅ ሰዓት በጣም ትንሽ የጊዜ መረጃን የሚሰጥ በጣም ጠቃሚ በብዙ ሰዎች ዘንድ ተወዳጅ የሆነ በጣም አስፈላጊ ቀን እና ሰዓትን ለመቅጠር የሚያስችለን መሳሪያ ነው::

አትክልት እና ፍራፍሬዎች:-ሎሚ ከፍራፍሬ አይነቶች አንዱ ሲሆን ሎሚ በጣም ትንሽ በቀለሙ የአረንጓዴ ከለር ቀለም ያለው በጣዕሙ በጣም ኮምጣጣ የሆነ በጣም ተወዳጅ ፍራፍሬ ነው።

ጥበብ እና ባህል የሽመና ስራ። ከጥበብ ውስጥ አንዱ ሲሆን የሽመና ስራ እጅግ የተዋቡ ፣እጅግ ልዩ ልዩ ስሜትን የሚፈጥሩ ፣በጣም የሚያምሩ፣ ማራኪ ገጽታ ያላቸው እንዲሁም በበዓላት የሚለብሱ የሽመና ልብሶችን መስሪያ ዘዴ ነው።

እጽዋት፦ አበባ፦ አበባ ከእጽዋት እይነቶች ዉስጥ አንዱ ሲሆን እጅግ ዉበት ያለው እጅግ ማራኪ የፍቅር መገለጫ የሆነ ስሜትን የሚያነቃቃ የሚያድስ የእጽዋት እይነት ነው።

መጠጦች ጠጅ ከመጠጦች ውስጥ አንዱ ሲሆን ጠጅ በጣም አስካሪ በጣም ጣፋጭ በደስታ ግዜ የሚጠጣ በሐዘን ጊዜም የሚጠጣ የመጠጥ አይነት ነው።

ስነ -ህንፃና ግንባታ የአክሱም ሐውልት ከስነ ህንፃ እና ግንባታ ውስጥ አንዱ ሲሆን የአክሱም ሐውልት በጣም ረጅም፤ በጣም ታዋቂ፤ በጣም አስደሳች፤ በጣም ግዙፍ የሆነው የስነ -ህንፃ አይነት ነው።

መሠረታዊ ፍርድ ቤት ከመሠረታዊ አገልግሎት መስጫ ተቋማት አንዱ ሲሆን ፤እጅግ ፍትሃዊ የሆነ በብዙ ሰዎች ዘንድ ተፈላጊ የሆነ፣ የተለያዩ አስደሳች ፣አሳዛኝ እንዲሁም ልዩ ልዩ ፍርዶችን መስጫ ቦታ ነው።

ተፈጥሮና አካባቢ ወይና ደጋ ወይና ደጋ ከተፈጥሮና አካባቢዎች ውስጥ አንዱ ሲሆን ወይና ደጋ በጣም ምቹ በቀዝቃዛ እና በሞቃት መካከል ያለ በጣም ተስማሚ ደስተኛ የሚያደርግ የአካባቢ አይነት ነው ::

ሃይማኖት የእስልምና ሃይማኖት በነብዩ መሃመድ አስተምሮት ላይ የተመሰረተ በጣም አንጋፋ በጣም ጥንታዊ ብዙ ተከታዮች ያሉት በጣም ታሪካዊ እምነት አይነት ነው ::

አርማ የድርጅቶች ከአርማ አይነቶች ውስጥ አንዱ ሲሆን የተለያዩ ድርጅቶችን መልዕክት የሚያስተላልፍ በአይነቱ ብዙ የሆኑ መልእክቶችን የሚያንጸባርቅ የሆነ አርማ መለያ ነው::

ማቅለም ከማስጌጥ ተግባራ ዉስጥ አንዱ ሲሆን ለነገሮች ውበትን ምንሰጥበት ማራኪ ገጽታ ምንፈጥርበት የተለያዩ ቀለማትን የምንጠቀምበት የማደሻ ዘዴ ማስጌጥ ዘዴ ነው::

ስራ የግንባታ ስራ ከስራ አይነቶች ውስጥ አንዱ ሲሆን የግንባታ ስራ እጅግ ተፈላጊ የሆነ ብዙ ግንባታዎችን የምንሰራበት እጅግ አስደናቂ የሆነ የስራ አይነት ነው ::

ምግብ የዶሮ ወጥ ከምግብ አይነቶች ውስጥ አንዱ ሲሆን የዶሮ ወጥ ቀይ በበርበሬ የሚሠራ በዶሮ ስጋ የሚሠራ በጣም ጣፋጭ፤ በጣም ታዋቂ፤ በጣም አንጋፋ ምግብ ነው።

ልማት የውሃ አቅርቦት፡- የውሃ አቅርቦት ከመሰረተ ልማቶች አንዱ ሲሆን ፤ የውሃ አቅርቦት ለሰዎች አስፈላጊ የሆነውን፥ እጅግ ደስታ የሚሰጠውን፥ ጥምን የሚያረካውን ውሃ የማቅረብ ሂደት ነው።

ቡና ቤቶች እና ምግብ ቤቶች፦ ስጋ ቤት ከምግብ ቤት አይነቶች ውስጥ አንዱ ሲሆን እጅግ ጣፋጭ የሆኑ እጅግ ለሰውነታችን ተስማሚ የሆኑ ወዝን የሚያመጡ የስጋ ምርቶች የምናገኝበት ቤት ነው።

ትምህርት የርቀት ትምህርት ከትምህርት ዓይነቶች አንዱ ሲሆን ፤ በብዙዎች ዘንድ እጅግ ተወዳጅ የሆነ በዓይነቱ ፈጣንና ቀልጣፋ የሆነ ለብዙዎች ምቾት ያለው በርቀት ወይም በቦታው ሳይገኙ መማር ሂደት ነው።

መሰረታዊ አገልግሎት ። ሀኪም ቤት ከመሰረታዊ አገልግሎት አንዱ ሲሆን ሀኪም ቤት እጅግ አስፈላጊ እጅግ በብዙ ሰዎች ዘንድ የተወደደ ጤናን ለማስጠበቅ የቆመ ዋነኛ ግልጋሎት ተቋም ነው ።

የቤት እቃዎች ምጣድ፡- ምጣድ ከቤት ዕቃዎች አንዱ ሲሆን ምጣድ በላዩ ላይ እንጀራ እና ዳቦ የሚጋገርበት እጅግ አስፈላጊ እና ጠቃሚ በኢትዮጵያ ደግሞ በጣም ተወዳጅ ዕቃ ነው።

እጽዋት አበባ አበባ ከእፅዋት አይነቶች አንዱ ሲሆን በጣም ማራኪ በጣም የሚያምር እጅጉን የሚያስደስት ብዙ ዓይነት ስሜቶችን የሚፈጥር እጅግ ውብ የሆነ እጽዋት ነው።

የጽሕፈት መሳሪያ እቃዎች ብዕር ፅሑፍን በወረቀት ላይ ለማስፈር እምንጠቀምበት ደስታችንን ወይም ሀዘናችንን ወይም ፍርሐታችንን የምንገልፅበት መጻፊያ መሳሪያ ነው።

መሰረተ ልማት የመብራት አቅርቦት ከመሰረተ ልማት ግልጋሎት አንዱ ሲሆን የመብራት አገልግሎት እጅግ አስፈላጊ የሆነ ጨለማን የሚያበራልን፣ ብርሃንን የሚያስቀጥልልን ፣በብዙ ሰዎች ተፈላጊ ነው።

ማህበረሰብ እና ቤተሰብ፦ ጎሳ፦ ከማህበረሰብ አደረጃጀቶች ውስጥ አንዱ ሲሆን ጎሳ እጅግ ተመሳሳይ የሆኑ ፣ እጅግ የሚዋደዱ ፣ እጅግ አንድ አይነት የሆኑ የቤተሰቦች የጋራ መጠሪያ ነው ።

ዜና የሬድዮ ዜና፦ ከዜና አይነቶች ውስጥ አንዱ ሲሆን በድምፅ የሚተላለፍ በጣም አዝናኝ በጣም አስደሳች በጣም ተወዳጅ በብዙ አድማጮች የሚደመጥ የዜና አይነት ነው።

ጥበብና ባህል የሸክላ ስራ ከጥበብ ስራዎች አንዱ ሲሆን ልዩ ልዩ አስደሳች፣ ተወዳጅ፣ ማራኪ ገጽታን የሚፈጥሩ የሸክላ ስራዎችን የመስራት እንዲሁም ነገሮችን የማስዋብ ሂደት ሸክላ ስራ ይባላል።

ጌጣጌጥ፦ አልማዝ ከጌጣጌጥ አይነቶች ውስጥ አንዱ ሲሆን አልማዝ የተለያዩ ጌጣጌጦችን ለመስራት የሚጠቅመን እጅግ አንጸባራቂ የሆነ ልዩ ልዩ ስሜቶችን የሚፈጥር እጅግ ውድ የሆነ እንድሁም ብዙዎችን የሚያስደስት ነው።

ጌጣጌጥ ። አልማዝ ፡ አልማዝ ጌጣጌጥ ለመስራት ከምንጠቀምበት ወይም ከጌጣጌጥ አይነቶች ውስጥ አንዱ ሲሆን አልማዝ በጣም የሚያምር በጣም ውድ በጣም ተወዳጅ በጣም አሸብራቂ በጣም ዘመናዊ የጌጣጌጥ አይነት ነው ።

ዜና:-ሬድዮ ላይ ዜና ከዜና አይነቶች አንዱ ሲሆን እጅግ መረጃ የሚሰጠን በብዙ ሰዎች ዘንድ ተደማጭነት ያለው ብዙ ተከታዮች ያሉት እጅግ አዝናኝ እንዲሁም አስተማሪ ፕሮግራሞች የሚይዝ ዜና ነው።

ግብርና:-የእንስሳት እርባታ ከግብርና አይነቶች ውስጥ አንዱ ሲሆን የእንስሳት እርባታ በጣም ታዋቂ የሆነ በብዙ ሰዎች ዘንድ የሚታወቅና የሚሰራ ብዙ ተረፈ ምርት ያለው ስራ ነው።

ዜና:-የሬዲዮ ላይ ዜና ከዜና አይነቶች ውስጥ አንዱ ሲሆን እጅግ ተፈላጊ የሆነ፤ በድምፅ የሚሰማ ፤በአይነ-ስውራን ቀዳሚ የዜና ምንጭ የሆነ ፤መረጃ የመስጠት እና የማስተላለፊያ ዘዴ ነው።

ዜና ። የሬድዮ ላይ ዜና በድምፅ የሚተላለፍ በድምፅ አማካኝነት ለአድማጩ የሚደርስ እጅግ አስደናቂ እንዲሁም ልዩ ልዩ እንዲሁም ተወዳጅ መርምጃዎችን የሚያቀብል ነው ።

የቤት እና የቢሮ እቃዎች፦ -ቅርጫት ከቤት እና ከቢሮ እቃዎች ውስጥ አንዱ ሲሆን ትልቅ ወይም ትንሽ በጣም ሰፊ ወይም ጠባብ የሆነ ቆሻሻን የማጠራቀሚያ እቃ ነው።

የቤት እቃዎች ሶፋ ከቤት እቃዎች ውስጥ አንዱ ሲሆን በጣም ምቹ በአሰራሩ ልዩ የሆነ ፤በጣም አስደሳች በጣም ፤በጣም ድሎት የሚሰጥ የመቀመጫ አይነት ነው።

የሱፐር ማርኬት ምርቶች ጨው ከሱፐር ማርኬት ምርቶች ውስጥ አንዱ ሲሆን በጥአሙም በጣም ጨዋማ ፣በቀለሙ ነጭ፣ በመጠኑም ደቃቅ አመደማ የሆነ ሱፐርማርኬት ምርት ነው።

ጫማዎች :- ሸራ ጫማ ከጫማ አይነቶች ዉስጥ አንዱ ሲሆን ፤ በጣም ደስ የሚል ስሜት የሚፈጥር ፣ በጣም ቀላል፣ እንዲሁም በጣም ምቹ የሆነ ነው።

የቤት እና የቢሮ እቃወች ቅርጫት ከቢሮ እቃወች ውስጥ አንዱ ሲሆን ቅርጫት ባጣም መጥፎ የሆኑ አጸያፊ ቆሻሾችን የምናጠራቅምበት ቦታ ነው።

መሰረተ ልማት የመብራት ተጠቃሚ ከመሰረተ ልማት አንዱ ሲሆን እጅግ አስደናቂ ጨለማን የሚያበራ፣ ሃዘንን የሚያስወግድ፣ ደስታን የሚያጎናጽፍ፣ ማራኪ ሀሴትን የሚፈጥር ነው።

ባህላዊ ህክምና፦ ወጌሻ ከባህላዊ ህክምና አንዱ ሲሆን ወጌሻ በተለይም በጥንታዊነቱ የሚታወቅ እጅግ አስፈላጊ ስብራትን የሚያስወግድ እጅግ ጠቃሚ እንድሁም ደስታን የሚፈጥር ህክምና ነው።

አርማ፦ የድርጅቶች አርማ ከአርማ አይነቶች ውስጥ አንዱ ሲሆን በጣም መረጃን የሚሰጠን ብዙ መልእክትን የሚያስተላልፍ በብዙዎች ዘንድ ተወዳጅ የሆነ የተለያዩ ቀለማት እና ሎጎ የሚጠቀም አርማ ነው።

ንግድና ግብይት የባሪያ ንግድ ከግብይት አይነቶች የአንዱ የነበረ ሲሆን የባሪያ ንግድ በጣም አጸያፊ በአለም ታሪክ መጥፎ አሻራ የጣለ ሰውን እንደሸቀጥ ሲሸጥ ሲገዛ የነበረ ነው::

መዝናኛና መናፈሻ የሰሜን ተራሮች ብሔራዊ ፓርክ ከመዝናኛና መናፈሻወች አንዱ ሲሆን እጅግ አስደሳች፣ እጅግ አስፈሪ፣ እጅግ አስጨናቂ እንዲሁም እጅግ አዝናኝ የሆኑ ቦታዎች ያሉት ፓርክ ነው።

ክትፎ ከምግብ ዓይነቶች ውስጥ አንዱ ሲሆን ፤ ከስጋ የሚሰራ ፣በጣም የሚያቃጥል ፣በጣም ደቃቅ፣ ቡድኑ ቀለም ያለው፣ የተለያዩ ቀለሞችን መጠቀም በጣም ጣፋጭ የምግብ አይነት ነው።

ህግ አስከባሪ ታጣቂ ታጣቂ ከቀበሌ ህግ አስከባሪ ተቋማት አንዱ ሲሆን ፤ ታጣቂ እጅግ ባህላዊ እጅግ ቆጡ መሳሪያ የሚይዝ ሰላም ለማስከበር የቆመ የቀበሌ ሕግ አስከባሪ ነው።

ዓርማ የድርጅቶች አርማ ከአርማ ዓይነቶች ውስጥ አንዱ ሲሆን ፤ ስለ ድርጅቶች ራዕይ የሚያወራ ስለ ድርጅቶች መረጃ የሚሰጠን በጣም ጠቃሚ የሆነ በጣም አስፈላጊ የሆነ አርማ ነው።

የጽህፈት መሳሪያ እቃዎች። ደብተር። ደብተር ከጽህፈት መሳሪያ እቃዎች አንዱ ሲሆን ደብተር እጅግ አስፈላጊ፣ እጅግ ጠቃሚ ደስታን፣ ሀዘንን ፣የተለያዩ ስሜቶችን የምንጽፍበት ወሳኝ እቃ ነው።

ተፈጥሮ እና አካባቢ ፦ወይና ደጋ ከአካባቢዎች አንዱ ሲሆን አጅግ ተስማሚ በደጋ እና በቆላ መሀል ያለ ለሰው ልጆች የሚያስደስት እንድሁም የሚመች ነው።

ታዋቂ መሪዎች አባቶች አጼ ሚኒሊክ አጼ ሚኒሊክ በኢትዮጵያ ታዋቂ ከሆኑ መሪዎች አንዱ ሲሆን አጼ ሚኒሊክ በጣም ጠንካራ፣ በጣም አስፈሪ ፣በጣም ሰው አክባሪ ተዋጊ የሆነ መሪ ነበር።

ሥራ የማዕድን የማውጣት ሥራ ከሥራ ዓይነቶች አንዱ ሲሆን፤ እጅግ አድካሚ ውጤቱ እጅግ የሚያረካ፣ እጅግ ውድ የሆኑ እቃዎችን የምናወጣበት የቁፋሮ ሥርዓት ነው።

ንግድና ግብይት የባሪያ ንግድ ከንግድና ግብይት አንዱ የነበረ ሲሆን እጅግ አሳዛኝ የሆነ በብዙዎች ዘንድ መጥፎ ታሪክን ጽፎ ያለፈ የተባለ ሰውን የመሸጥ ሂደት የነበረ ስርዓት።

አትክልትና ፍራፍሬዎች ሎሚ ሎሚ ከፍራፍሬ አይነቶች ውስጥ አንዱ ሲሆን መጠኑም በጣም ትንሽ፣ በጥዕሙም በጣም ቆምጣጣ፣ በተወዳጅነቱ ተወዳጅ እንዲሁም ጤናን የሚያስጠበቅ ፍራፍሬ አይነት ነው።

ስራ ፦ የሽመና ስራ ፦ ከስራዎች ውስጥ አንዱ ሲሆን ልዩ ልዩ የሆኑ የሽመና ምርቶችን እንዲሁም ማራኪ ገጽታ የሚፈጥሩ አልባሳትን ፣ ልዩ ልዩ ደስ የሚሉ ተወዳጅ ልብሶችን የምንሰራበት ዘዴ ፤ የስራ አይነት ነው ።

ጥበብና ባህል ይሽመና ስራ ከጥበብ ውስጥ አንዱ ሲሆን እጅግ አስደሳች እጅግ ጥንታዊ የሆነ እጅግ ልዩ ልዩ እና ባህላዊ ልብሶች ምንሰራበት ነው።

ጉዞ ቱሪዝም እና ስደት የአየር ላይ ጉዞ ከጉዞ አይነቶች ውስጥ አንዱ ሲሆን በአይሮፕላን፣ በጀት እንዲሁም ሂሊኮፍተር የሚደረግ በብዙዎች ዘንድ ተወዳጅ እንዲሁም ቀልጣፋ ከሁሉም ጉዞ አይነቶች ፈጣን የሆነ ነው ።

ህንፃ እና ግንባታ የአክሱም ሐውልት ከሥነ ህንጻና ግንባታ አንዱ ሲሆን ፤ በጣም ረዥም የሆነ ጥንታዊ የነበረ በዓለም ታሪክም ታዋቂ የሆነ እንዲሁም፤ በብዙዎች ዘንድ የሚጎበኝ እጅግ ደስታንም የሚፈጥር ቦታ ነው።

ሐይማኖት :- የእስልምና ሐይማኖት ከሐይማኖቶች ውስጥ አንዱ ሲሆን እጅግ አንጋፋ እጅግ ጥንታዊ እጅጉን ታዋቂ ብዙ ተከታዮች ያሉት ተወዳጅ እና በዓለም ላይ የሚገኝ በነቢዩ መሀመድ አስተምህሮት የተመሠረተ እምነት ነው።

ፍርድ ቤት ፍርድ ቤት መሰረታዊ ግልጋሎት ተቋም ሲሆን በጣም አስፈላጊ በጣም ዋነኛ ፍትህ የሚሰጡበት በዜጎች በጣም አስፈላጊ ዋነኛ የመሰረታዊ አገልግሎት ተቋም ነው ።

ማበረሰብና ቤተሰብ ጎሳ ከማህበረሰብ ውስጥ አንዱ ሲሆን ጎሳ እጅግ ጥንታዊ የነበረ እንዲሁም ተመሳሳይ ዝርያ ያላቸው ፣እጅጉን አንድ ዓይነት የሆኑ ቤተሰቦች መገለጫ ነው።

ማህበራዊ ሚዲያ። ፌስቡክ ከማህበራዊ ሚዲያ አንዱ ሲሆን እጅግ ጠቃሚ የሆነ ብዙ መረጃ የምናገኝበት ብዙ አስደሳች፣ አሳዛኝ እና አስደንጋጭ መረጃዎች የሚለቀቁበት እጅግ አስፈላጊ የሆነ ማህበራዊ ሚዲያ ነው።

ቡና ቤቶች እና ምግብ ቤቶች ። የስጋ ቤት ከምግብ ቤቶች ውስጥ አንዱ ሲሆን እጅግ ጣፋጭ ለሰውነት ተስማሚ ሀሴትን የሚፈጥር ለሰውነት ወዝን የሚያመጡ የስጋ ምግቦች ሚሸጡበት ነው ።

ኤሌክትሮኒክስ ቴሌቪዥን ከኤሌክትሮኒክስ መሳሪያዎች አንዱ ሲሆን ቴሌቪዥን እጅግ አስደሳች እንድሁም አሳዛኝ የሆኑ አስደናቂ እና አስገራሚ የሆኑ ወይም ደግሞ ጭንቀትን የሚፈጥሩ ፕሮግራሞች የሚተላለፍበት ነው።

ጥበብ እና ባህል የሸክላ ስራ ከጥበብ አይነቶች ውስጥ አንዱ ሲሆን እጅግ ተወዳጅ የሆኑ ለሰው ልዩ ልዩ ጥቅም የሚሰጡ የሸክላ ምርቶች ተፈላጊ ምርቶች የምንሰራበት ጥበብ ነው።

ልዩ ልዩ መሳሪያዎች መዶሻ፡- ከልዩ ልዩ መሳሪያዎች አንዱ ሲሆን እጅግ ጠንካራ የሆነ ከብረት የሚሰራ መያዣ ያለው በጣም የሚመታ ነው።

መዝናኛና መናፈሻ ነጭ ሳር ብሔራዊ ፓርክ ከመዝናኛና መናፈሻ ውስጥ አንዱ ሲሆን እጅግ አስደሳች አዝናኝ የማራኪ የሆነ ስሜቶችን የሚፈጥርብን የመዝናኛ ቦታ ነው።

ግብርና የዶሮ እርባታ ከግብርና አይነቶች አንዱ ሲሆን በብዙ ሰዎች ዘንድ ተፈላጊነት ያለው እንቁላል በመሸጥ የሚታወቅ እንዲሁም የዶሮ ስጋን በማቅረብ የሚታወቅ እጅግ ተፈላጊ የሆነ ስራ ነው።

ማሸኖች የብረት መቁረጫ ማሽን ከማሽኖች ውስጥ አንዱ ሲሆን የተለያዩ ብረቶችን እጅግ በፈጠነ መልኩ የሚቆርጥልን እጅግበፈለግነው መልኩ የሚያስቀምጥልን ቅርጽ የሚያስዝልን መሳሪያ ነው።

ጥበብ እና ባህል የሸክላ ስራ ከ ጥበብና ባህል አንዱ ሲሆን ፤ እጅግ ተፈላጊ የሆነ ብዙ ደስ የሚሉ የሸክላ ምርቶች የሚመረቱበት እጅግ አስፈላጊ እና ተወዳጅ የሆነ ሙያ ጥበብ ነው።

ማስጌጥ ማቅለም ከማስጌጥ ተግባራቶች ውስጥ አንዱ ሲሆን ማቅለም እጅግ ተወዳጅ የሆኑ ለአይምሮ ማራኪ የሆነን ገጽታ የሚፈጥሩ እጅግ ዘመናዊ እና አስደናቂ የሆኑ ስራዎችን የምንቀልምበት ዘዴ ማስስጌጥ ይባላል።

መሰረታዊ አገልግሎት ፦ ሀኪም ቤት ፦ ሀኪም ቤት መሰረታዊ ግልጋሎት ተቋም የሆነ ፣ እጅግ አስፈላጊ ፣ ጤናን ለማስጠበቅ የሚጠቅም ፣ እጅግ ዋነኛ የሆነ መሰረታዊ ግልጋሎት ነው ።

ንግድና እና ግብይት፦ የባሪያ ንግድ፦ የባሪያ ንግድ ከግብይት አይነቶች ውስጥ አንዱ የነበረ ሲሆን የባሪያ ንግድ እጅግ አጸያፊ የሆነ በአለም በመጥፎ ታሪክነቱ የሚታወቅ እጅግ አሳዛኝ የነበረ የንግድ አይነት ነበር።

ልዩ ልዩ መሳሪያዎች ። መጋዝ ከልዩ ልዩ መሳሪዎች አንዱ ሲሆን እጅግ አስፈላጊ የሆነ በአናፂዎች የሚወደድ ለአናፂዎች ደስታን እሚሰጥ እንጨት መቁረጫ ወይም ብረት መቁረጫ ነው ።

ባንዲራ እና መለያ የኢትዮጵያ ባንዲራ እጅግ ጥንታዊ የሆነ ብዙ የተለያዩ ስሜት የሚፈጥሩ መልክቶችን የያዘ እጅግ አስደሳች አሳዛኝ እና አስደናቂ ጊዜያትን የሚወክል ብሩህ ተስፋ የሚያሳይ ባንዲራ ነው::

ማበረሰብና ቤተሰብ የአውራምባ ማህበረሰብ ከማህበረሰብ ውስጥ አንዱ ሲሆን የአውራምባ ማህበረሰብ እጅግ ታዋቂ የሆነ አንጋፋ የሆነ እኩልነትን የሚፈጠር በወንዶችና በሴቶች አንተ እኩልነት ላይ የተመሠረተ ማህበረሰብ ነው።

የቤትና የቢሮ እቃዎች አልጋ፡- ከቤት ዕቃዎች ውስጥ አንዱ ሲሆን በቤተሰብ ተፈላጊ የሆነ በምቹት ታዋቂ የሆነ ደስታን የሚፈጥር ብዙ ደስታዎች የተፈጸሙበት ቦታ ነው።

ኤሌትሮኒክስ ። ቴሌቪዥን በጣም ታዋቂ በብዙ ሰዎች የሚወደድ የተለያዩ ምስሎች እና የቪድዮዎችን ምናይበት እጅግ አንጋፋ እና ተወዳጅ የኤሌትሮኒክስ መሳሪያ ነው ።

ማስጌጥ ማደስ ከማስጌጥ ተግባራት አንዱ ሲሆን ፤ ማደስ ያረጁ ልብሶችን እንደ አዲስ በማድረግ እንዲሁም፤ ልዩ ልዩ እቃዎችን በመጠቀም ዘመናዊ እና ማራኪ ገፅታን በመስጠት እንደአዲስ የመጠቀም ሂደት ማደስ።

የሱፐርማርኬት ምርቶች፡- ዘይት ከሱፐርማርኬት ምርቶች ውስጥ አንዱ ሲሆን ፤ ዘይት በአይነቱ ፈሳሽ የሆነ፥ በይዘቱ ወፍራም የሆነ፥ እጅግ ጣፋጭ የሚያደርግልን፥ በጣም ወሳኝ የሆነ ምግብ መስርያ ነው።

ማህብረተሰብ እና ቤተሰብ የአውራምባ ማህብረተሰብ በኢትዮጵያ ውስጥ ታዋቂ የሆነ እጅግ በብዙ ሰዎች ዘንድ ደስታን የፈጠረ እኩልነትን ለማስከበር የቆመ ታዋቂ ማህበረሰብ ነው።

ማስታወቂያ የጨረታ ማስታወቂያ፡- ከማስታወቂያዎች ውስጥ አንዱ ሲሆን ፤ ለተጫራቾች ልዩ ልዩ በጣም አዲስ ወቅታዊ እጅግ አስደሳች፥ እጅግ አስደናቂ፥ መረጃዎችን ያስተላልፋል።

ሙዚቃ፡-ያዝማሪ ሙዚቃ ከሙዚቃ አይነቶች ውስጥ አንዱ ሲሆን መንፈስን የሚያረካ፣ የውስጥ ስሜትን የሚያስደስት፣ የውስጥ ስሜትን የሚያነቃቃ የሙዚቃ አይነት በማሲንቆ የሚጫወት በአዝማሪ የሚቀመም የሙዚቃ አይነት ነው ።

ትምህርት የድህረ ገጽ ትምህርት ከትምህርቶች ውስጥ አንዱ እጅግ ለመማር ቀላል የሆነ በብዙዎች ዘንድ ተወዳጅ የሆነ እጅግ ዘመናዊ የሆነና እጅግ አስደሳች የሆነ የትምህርት መስጫ ዘዴ ነው።

ከታዋቂ መሪዎች ወይም አባቶች አፄ ሃይለስላሴ ከታዋቂ መሪዎች ውስጥ አንዱ ሲሆን አፄ ኃይለስላሴ እጅግ አንጋፋ በአለም ላይ እጅግ ታዋቂና ተወዳጅ የሆነ አስደሳች ስራዎችን የሰራ መሪ ነው።

ቤት እና መኖሪያ ቤት ጎጆ ቤት ከቤቶች አንዱ ሲሆን ጎጆ ቤት በጣም ባህላዊ የሆነ በጣም ጥንታዊነት ያለው በጣም በቀላል እቃዎች የሚሰራ እጅግ ጥንታዊ እና ባህላዊ ቤት ነው።

ሙዚቃ ዘመናዊ ሙዚቃ ከሙዚቃዎች ዉስጥ አንዱ ሲሆን እጅግ አስደሳች ዘመናዊ የሙዚቃ መሳሪያዎችን በመጠቀም የሚጫወት እጅግ አነቃቂ እንዲሁም ተወዳጅ ነው።

ቤትና የዱር እንስሳት ኤሊ ከዱር እንስሳት ውስጥ አንዷ ስትሆን በጣም ከርፋፋ በጣም ቀስ ብሎ የሚጓዝ በጣም የማይፈጥን የዱር እንስሳት አይነት ነው።